አንበሳ በመባል የሚታወቀው በዱር የሚገኘው የአብዛኞቹ እንስሳት ሃላፊ የሆነ ማለት በግርማ ሞገሱ እና በአስፈሪነቱ እንዲሁም በጉልበቱ እና በይበገሪነቱ ንጉስ በመባል የሚታወቀው የእንስሳት አለቃ አንበሳ ማለት ነው።